ቪላ ቤት የምንለው እንግዲህ ደሴ የሚልና ዘመናዊ የቤት አሰራር የሆነ ለመኖሪያነት በጣም ተስማሚ ከሆኑ ቤቶች ውስጥ የሚመደብ ክብረትና ከሲሚንቶ እንዲሁም ከተለያዩ ነገሮች የሚሠራ ለመኖርያ ተስማሚ ከሆኑ ቤቶች ውስጥ አንዱ ነው።

አፄ ሀይለ ስላሴ አፄ ኃይለ ሥላሴ እጅጉና ቀልጣፋ ከሆኑ መሪዎች ውስጥ አንዳቸው ሲሆን ሀገራችን የኢትዮጵያ ኩራት እንዲሁም ደግሞ በተለያዩ ቦታዎች ኮርታው በራሳቸው ቋንቋ ይናገሩ የነበሩ መሪ ናቸው።

የሙዚቃ ትምህርት የሙዚቃ ትምህርት እንግዲ ሙዚቃ እንዴት ቃየዋለን እንዴት እና እንጫወተዋለን የሚሉ መርሆች ሙዚቃ አይነት የምንማርበት ትምህርት ነው።

አፓርታማ የምንለው እንግዲህ አይነቶች ውስጥ አንዱ ሲሆን እንግዲ በጣም ዘመናዊ የሆነ የቤት አሰራር ነው እንግዲህ ለመኖር የምያገለግል እጅግ ትንሽ ቦታዎች ማስተናገድ የሚችል ዘመናዊ ቤት ነው።

ኮምፒውተር ኮምፒውተር የምንለው እንግዲህ በጣም ብዙ ተያያዥ እቃዎች ያሉበት እንዲሁም ደግሞ ትልቅ የሆነ መሳሪያ ሲሆን ይህም እንግዲህ ለዘመናዊ ስራዎች ወሳኝ ፣አስፈላጊ ፣መሰረት ነው።

ሻንቦ ሻንቦ የምንለው እንግዲህ የጸውራችንን ለስላሴ እና የጸውራችንን ጥንካሪ የሚጨምርልን በጣም አስፈላጊ ከሆሚ በበት መጠበቂያዎች ውስጣአንዱ ሲሆን ይህ ውበት መጠበቂያ እንግዲህ ጸጉራችን እምር ብሎ እንዲታይ ለተመልካች ደስ የእንዲል የሚያደርግልን ነው።

የጨራታ ማስታወቂያ እንግዲህ አንድ ሰው በከፍተኛ ገንዘብ ወይም በከፍተኛ በሚባል ዋጋ ለመሸጥ ሲያስብ የሚያወጠው የማስታወቂያ ዓይነት ሲሆን ይህ እንግዲህ የጨራታ ማስታወቂያ ይባላል።